ከሙዚቃ አይነቶች መካከል አንዱ ሬጌ ሲሆን ሬጌ ከሌሎች የሙዚቃ አይነቶች የሚለየው ምንድን ነው?

በአሸንዳ በአል ጊዜ በትግራይ አካባቢ የሚኖሩ ሴቶች እህቶቻችን ለጌጥ ከሚጠቀሙባቸው ማጌጫወች መካከል ዘንባባ ሲሆን ይሄ ዘንባባ የት የት አካባቢ ይበቅላል?

ሰዎች ሄደው ምግብ በልተው ቡና ጠጥተው ከሚውልባቸው ቤቶች መካከል አንዱ እቴጌ ጣይቱ ሆቴል ነው። እቴጌ ጣይቱ ሆቴል የት ይገኛል።

የባህር ዳር ዩኒቨርሲቲ ለረጅም ዓመት የቆየ ዩኒቨርሲቲ ሲሆን አሁን ላይ ምን ምን አይነት ትምህርቶችን በማስተማር ላይ ይገኛል?

ለመጠጥነት ከምጠቀማቸው ለስላሳ መጠጦች መካከል አንዱ የሆነው ኮካ ሲሆን ክክ በስንተኛው ዓመተ ምህረት ወደ ኢትዮጵያ ገባ?

"ከዱር እንስሳት መካከል ውስጥ አንዱዋ የሆነችው ጦጣ ስትሆን, ጦጣ፦ በጣም በአስተሳሰቡዋ ከሌሎች ለየት ያለች እንስሳት ናት። እና የጦጣ የቆዳ ከለር ምን አይነት ነው"

ለመጓጓዣነት ከምንጠቀማቸው ተሽከርካሪዎች መካከል አንዱ የሆነው ኤሊኮፍተር ሲሆን ኤሊኮፍተር በምን ጊዜ ልንጠቀምባቸው እንችላለን ።

ሰዎች ተጠልለው ለመኖር የሚጠቀሙባቸው ክረምት በጋውን ለማሳለፍ የሚጠቀምባቸው ቤት መኖሪያ ቤቶች ሲሆኑ በአብዛኛው ግዜ ወደ ገጠራማው አካባቢ በምን በምን ይሰሯቸዋል?

ከእፅዋት መካከል ውስጥ አንዱና የሆነው ዘንባባ ሲሆን ፤ ዘንባባ በአብዛኛው ጊዜ ባህር ዳርን ውበቷን የሰጣት እፅዋት ነው። ይህ እፅዋት ከየት አገር ለመጀመሪያ ጊዜ ወደ ኢትዮጵያ መጣ?

ከ ግብርና ውጤቶችን መካከል ውስጥ አንዱ የሆነው ገብስ ሲሆን፤ የገብስ በየትኛው አካባቢ በብዛት ይበቅላል?

ለንግድ እና ግብይት ከሚውሉት እቃዎች መካከል ሽንኩርት ሲሆን ለምግብነት የሚውለው ሲሆን በአብዛኛው ጊዜ በምን አይነት መንገድ እንጠቀምበታለን?

የሐረመያ ዩንቨርስቲ የተለያዩ ትምህርቶችን እያስተማረ የዩንቨርስቲ ተማሪዎችን የሚያስተምር ሲሆን በስንተኛው ዓመተ ምህረት ተመሠረተ?

በቤት ውስጥ ከሚገኙት የቤት እንስሳዎች መካከል ውስጥ አንዷ የሆነችው ድመት ስትሆን ድመት በባህሪዋ ተፎናጫሪ እና ለማዳም የሆነች እንስሳ ናትኝ። የድመት በጣም የምትወደው የምግብ ዓይነት ምንድን ነው?

ከመሰረታዊ አገልግሎቶች ውስጥ አንዱ የሆነው የውሃ መንገድ ቲቦ ዝርጋታ ሲሆን ከየት ይነሳል።

ኢቢኤስ ዜና በአብዛኛውን ጊዜ የውጭ ዜና የሀገር ውስጥም ዜናዎችን የሚያቀርቡልን ሲሆን ስንት ሰዓት ላይ ይቀርባል ብዙ ጊዜ?

ሰዎች በህክምና ተምረው ከጨረሱ በኋላ የህክምና ስራ ቅጥር ማስታወቂያ በአብዛኛው ጊዜ በየተኛ ወራት ላይ ይለቀቃል?

መርከብ ለመጓጓዣነት ከምንጠቀማቸው ተሽከርካሪዎች ወይም ተንቀሳቃሽ መካከል አንዱ ሲሆን ምን ላይ መጠቀም እንችላለን?

ሱፐር ማርኬት ሄደን ከምንገዛቸው እቃዎች መካከል ውስጥ አንዱ የሆነው የምግብ ዓይነት የሆነው ቅጠላ ቅጠሎች ሲሆኑ፤ እነዚህ ቅጠላ ቅጠሎች በስንት ብር ዋጋ በዋነኛነት ይሸጣሉ።

በአካባቢያችን የተለያዩ የተፈጥሮ ጸጋወች ሲኖሩ ከነሱ መካከል ምንጮች ሲሆኑ እነዚህ ምንጮች በአብዛኛው ጊዜ በኢትዮጵያ የትኛው ክፍል ላይ ይገኛሉ።

ፓስታ በአብዛኛው ጊዜ ህጻናት ወደውት የሚመገቡት የምግብ አይነት ሲሆን በምን በምን ማጣቀሻ ምግብ መመገብ እንችላለን?

የእግር ኳስ ጨዋታ በዓለም አቀፍ በጣም ታዋቂ የሆነውን የስፖርት ጨዋታ ሲሆን፤ በዓመት በየስንት ጊዜ ይካሄዳ?.

የይሁዲዝም ሀይማኖት በኢትዮጵያ ውስጥ በጣም የተስፋፋ ሃይማኖት ባይሆንም በሆኑ ሰአት ግን በስንተኛው ክፍለ ዘመኑ በጣም ተስፋፍቶ ነበረ ይህ ሀይማኖት ?

በኢትዮጵያ ውስጥ የተለያዩ ባህሎች ሲኖሩ ከእነሱም ባህሎች ውስጥ አንዱ የጭፈራ ባህል ነው:: ይህ የጭፈራ ባህል ሐመሮች ኦሮምያዎች የተለያዩ ቦታዎች ላይ የተለያየ ነው::

አብዛኛውን ጊዜ የተለያዩ ዝግጅቶች ሲኖሩ ረጅም ቀሚስ በጫማ፣ ረጃጅም ሂል ያላቸው ጫማዎች ይለበሳሉ። እነዚህ ጫማዎች ቁመታቸው ትልቁ ስንት ነው?

በመንገድ ዝርጋታ መሰረተ ልማት ጊዜ ከምንጠቀምባቸው የመንገድ ዝርጋታ ዓይነቶች መካከል አንዱ አስፋልት ሲሆን ፤ አስፋልት ከምንም ከምንም መሥራት ይችላል?

የአርጎባ ማህበረሰብ በኢትዮጵያ ውስጥ ተሳስቦ አንድ ላይ ተዋደው ከሚኖሩ ማህበረሰቦች ውስጥ አንዱ ሲሆን የዚህ ማህበረሰብ ያለባበስ ዘዬ ምን አይነት ነው።

የቤንሻንጉልጉሙዝ ማህበረሰብ መለያ አርማ የሆነው ፤ እነሱን የሚገልጽ ባንዲራቸው ምን አይነት አርማ አለው?

ደብተር ከፅህፈት መሳሪያዎች መካከል ውስጥ አንዱ ሲሆን፤ ገጣሚ ስንሆን እንዲሁም ፀሐፊ ስንሆን ለመፃፍ የምንጠቀምበት መሳሪያ ዕቃ መካከል አንዱ ሲሆን ፤ እንዴት እንጠቀምበትአለን?

ባህር ዛፍ ከዕፅዋት አይነቶች መካከል አንዱ ሲሆን ፤ በአብዛኛው ሰዎች ለምን አገልግሎት ያውሉታል?

ፈሳሽ ሳሙና ለቤታችን ለማጽዳት ለመወልወል ልብሳችንን ለማጽዳት የሚጠቅመው ሲሆን፤ ከምን ምን ሊሰራ ይችላል?

ሴቶች በአብዛኛውን ጊዜ የሚጠቀሙበት ቆዳቸው እንዳይደርቅ እንዲሁም ወዛማ እንዲሆን የሚያደርጉበት የውበት መጠበቂያ አይነት አንዱ ሎሽን ነው ሎሽን ፈሳሽ ነው እና የቆዳን ጤንነት ይጠብቃል ::

ዶክተሮች ስራቸው ሰዎችን ታካሚዎችን ማከም ሲሆን የስንት አመት የስራ ልምድ ይጠይቃቸዋል?

እስክርቢቶ ለመፃፍ ከምንጠቀምባቸው መሳሪያዎች ወይም እቃዎች መካከል ውስጥ አንዱ ሲሆን ቀለሙ ምን ምን አይነት ሊሆን ይችላል?

የኦርቶዶክስ ተዋሕዶ ሃይማኖት በኢትዮጵያ ውስጥ በጣም የተስፋፋ ሃይማኖት ሲሆን፤ ምን ያክሉ ማህበረሰብ ኦርቶዶክስ ተዋህዶ ነው?

ተማሪወች እውቀት አግኝተው እንዲሄዱ ለህፃናትም ሆነ ትልቆች መምህራን ስራቸውም ትልቅ አስተዋጽኦ አለው። እነዚህ መምህራን የስንት አመት ባለሙያ መሆን አለባቸው?

የአርቲስት ቲቪ ዜና በጣም ታዋቂ ከሆነው ዜና ሲሆን በአብዛኛው ጊዜ አዳዲስ ዜናዎችን ያቀርባሉ። ግን የውጭ ነው ወይስ የሀገር ውስጥ ዜና ነው የሚያቀርቡት።

ከህግ አስከባሪዎች መካከል ውስጥ አንዱ የሆነው ፖሊስ ሲሆን የፖሊስ ስራዎች ምን ምን ናቸው?

ከዱር እንስሳት መካከል ውስጥ አንዱ የሆነው ነብር ሲሆን ነብር የድመት ዘር ነው፤ ግን ከድመት ዘሮች የሚለየው ነገር በዋነኝነት ምንድነው?

ዋርካ ከእጽዋት መካከል ውስጥ አንዱ ሲሆን በአብዛኛው ጊዜ በየትኛው ክልል በስፋት ይገኛል።

ከተለያየ ቆዳ የሚሰሩ ልብሶችን የሚለብሱ የሲዳማ ማህበረሰብ ሲሆኑ እነዚህ ማህበረሰቦች በፋሽን ያላቸውን ባህል ያስተዋውቃሉ።

ሚሪንዳ ከ ለስላሳ መጠጦች መካከል ውስጥ አንዱ ሲሆን፤ በአብዛኛው ጊዜ በውስጡ ምን ምን ነገሮችን ይይዛል?

የኢትዮጵያ ሰሜን ተራሮች ለጉብኝት፣ ለቱሪዝም ከሚውሉ ፓርኮች መካከል አንዱ ሲሆን ውስጡ ምን ብርቅዬ እንስሳት አሉት?

ብሉ ናይል ሪሶርስ በባህር ዳር የሚገኝ በጣና ዙሪያ የሚገኝ ሲሆን በአብዛኛው ጊዜ ሰዎች ለመናፈስ፣ እራሳቸውን ለማዝናናት የሚሄዱበት ቦታ ነው ።

የአንገት ሀብል ሰዎች ሴቶች በአብዛኛው ጊዜ ለማጌጥ የሚጠቀሙበት ሲሆን ከምን ከምን ሊሰራ ይችላል? ከወርቅ ወይስ ከብር?

ድም ላይት ቤታችንን ለማስዋብ የተለያዩ ከለሮችን እያበራ ፣እየቀያየረ ለማስዋብ የሚጠቅም ሲሆን ከምን ከምን አይነት እቃወች መሰራት ይችላል?

በስነ ህንፃና ግንባታ ጊዜ የተለያዩ የግንባታ ክፍሎች ለመገንባት የሚጠቅመን ድንጋይ ሲሆን, እነዚህ ድንጋዮች ከየት ነው ተቆፍረው የሚመጡት?

በኢትዮጵያ ታሪክ ውስጥ መሪ የነበረው፥ የኢትዮጵያ ንጉስ የነበረው ዳግማዊ አፄ ሚኒሊክ ሲሆን የምን ጦርነት ጊዜ ነው ኢትዮጵያን መርቶ የነበረው?

ብርቅርቅታ መጽሀፍ በኢትዮጵያ ውስጥ በጣም ታዋቂ የሆነ መጽሐፍ ሲሆን፤ ይሄ ልቦለድ መጽሐፍ ጸሐፊው ስሙ ማን ይባላል?

ዳቦ ከተለያዩ ምርቶች የሚጋገር ሲሆን አብዛኞቹን ምርቶች በሱፐርማርኬት የምናገኛቸዉ ናቸዉ። ከእነዚያ ምርቶች መካከል ሦስቱን ጥቀሱ?

ባቲ እና አንችሆየ ከምንላቸው የሙዚቃ ቅኝቶች መካከል አንዱ ሲሆን በአብዘሃኛው የትኛው የኢትዮጵያ ማህበረሰብ ይጠቀምባቸዋል።

የቡዲዝም እምነት በኢትዮጵያ ውስጥ ባይኖርም በጣም የተስፋፋ የእምነት አይነት ሲሆን በአለም አቀፍ ደረጃ የት ሀገር ላይ ይገኛል ተስፋፍቶ?

በመንገድ ዝርጋታ ውስጥ ቱቦ ከጎን አብሮ እንደሚቆፈር ሁሉ ያን ቱቦ ለመስራት ምን ምን ዕቃዎች አስፈልጋሉ?

ከመሠረተ ልማቶች ውስጥ መካከል አንዱ የሆነው የኤሌክትሪክ ዝርጋታ ሲሆን፤ ሰዎች የኤሌክትሪክ ዝርጋታውን ለምን ለምን አገልግሎት ይጠቀሙበታል?

ከመጠጦች መካከል በጣም ታዋቂ የሆነው አምቦ ውሃ ሲሆን እምቢ ውሃ ከምን ከምን ጋር ቀላቅለን መጠጣት እንችላለን?

ነጭ ወይም ከመጠጦች መካከል ዉስጥ አንዱ ሲሆን ሰዎች በአመት በአል ጊዜ የሚጠቀሙት ወይን ውስጥ አንዱ ሲሆን ከምን ከምን ይዘጋጃል?

ሙዝ ሲበሉት ጣፋጭ የሆነ ከፍራፍሬዎች ውስጥ አንዱ ሲሆን ምን አይነት ንጥረ ነገሮችን በውስጡ ይይዛል ?

በኢትዮጵያ ውስጥ ብዙ ማኅበረሰቡ ከያዙት አንዱ የሆነው የሲዳማ ማህበረሰብ ሲሆን፤ የሲዳማ ህብረተሰብ በምን በምን ባህሎች ከሌሎች ማህበረሰቦች ይለያያሉ?

ኢትዮጵያ ውስጥ በእንጀራ አድርገን ከምንመገበው ምግቦች ውስጥ አንዱ የሆነው ክክ ሲሆን ክክ ከምን ጥራ ጥሬ ማዘጋጀት እንችላለን?

በኢትዮጵያ የተለያዩ የስፖርት አይነቶች ሲኖሩ ከነሱም መካከል የኳስ ጨዋታ ሲሆን ይህ ጨዋታ ለምን ያህል ደቂቃ ይካሄዳል?

በርበሬ ተፈጭቶ ከጨረሰ በኋላ ታሽጎ ለንግድና ግብይይት የሚውል ሲሆን ምን ያክል የብር ልዩነት ይኖረዋል?

ጣይቱ መናፈሻ በባህርዳር የሚገኝ ሲሆን የት አካባቢ ይገኛል? እንዲሁስ ምን የተለየ ነገር ያቀርባሉ?

በተፈጥሮና አካባቢያችን መካከል ውስጥ ከሚገኙትኝ የውሃ አካላት መካከል አንዱ አባይ ሲሆን ፤ አባይ ረጅሙ ወንዝ ይባላል። መነሻው የት ነው? መድረሻውስ የት ነው?

ለመጓጓዣነት ከምንጠቀማቸው ተሽከርካሪዎች መካከል ውስጥ አንዱ የሆነው ዳማስ ሲሆን በውስጡ በአጠቃላይ ስንት ሰው መያዝ ይችላል ?

ሰላጣ ከአትክልቶች መካከል አንዱ ሲሆኑ፤ ይህን ስላጣ እንዴት አድርገን ነው የምንመገበው? እንዴት አድርገን ሰርተን እንመገበዋለን?

የአርባምንጭ ዩኒቨርስቲ የቆየ ዩኒቨርስቲ ሲሆን ተማሪወችን ከሁለተኛ ደረጃ ተቀብሎ በማስተማር ላይ ያለ ሲሆን በስንተኛው አመተምህረት ተመሰረተ?

የአፋር ክልል ማህበረሰብ፤ በአፋር ክልል ውስጥ የሚኖሩ ሰወች የሚገለገሉበት ባንዲራ ወይም መለያቸው ቀለሙ ምን አይነት ነው?

ሰዎች ለስራ ለመቀጠር በሚፈልጉ ጊዜ ከተለያዩ ስራ መቅጠሪያ ቦታዎች እየሄዱ ስራ የሚቀጠሩበትን ማስታወቂያ አንበው ይቀጠራሉ ማለት ነው ።

በንግድና ግብይት ጊዜ ከምንፈጽምባቸው የመገበያያ ገንዘቦች መካከል ውስጥ አንዱ የሆነው ወርቅ ሲሆን፤ ወርቅ በአብዛኛው ጊዜ የት ሀገር ማግኘት ይቻላል?

አምባ ነሽ ሆቴል በባህር ዳር የሚገኝ ሆቴል ሲሆን ሰዎች ገብተው ምግብ ለመመገብ የሚመጡበት ቦታ ሲሆን የት አካባቢ ይገኛል?

በኢትዮጵያ ውስጥ የተለያዩ ብርቅዬ እንስሳት የሚገኙ ሲሆን ለሰዎች ለጉብኝት ለማየት ከሚመጡባቸው የብርቅዬ እንስሳት ስሞች ውስጥ አምስት ጥቀሱ?

በኢትዮጵያ ከጥንት ዘመን የተጀመረው የጁድሂዝም ሀይማኖት ሲሆን ይህ ሀይማኖት ከኦርቶዶክስ ሀይማኖት በፊት ነው ወደ ኢትዮጵያ የገባው ወይስ በኋላ?

ከመሠረተ ልማት አገልግሎቶች ውስጥ አንዱ የድል ዮች ግንባታ ሲሆን በቅርቡ በባህር ዳር የተገነባው ድልድይ ስሙ ማን ይባላል።

መጠለያ ወይም መኖሪያ ከመሰረታዊ አገልግሎቶች ውስጥ አንዱ ሲሆን ።በአብዛኛው ጊዜ የኢትዮጵያ ማህበረሰብ ከምን ከምን ሰርቶ ይኖርበታል?

ስለተሽከርካሪነት ማለትም ለመጓጓዣነት ከምንገለገልባቸው ተሽከርካሪዎች አንዱ ታክሲ ስትሆን ሰው ለማጓጓዝ ትጠቅማለች። አንድ ታክሲ ስንት ሰው መያዝ ትችላለች ?

ቤት ውስጥ ከምንገልገልባቸው ዕቃዎች መካከል አንዱ የሆነው አልጋ ሲሆን አልጋ ለመተኛነት የምንገለግልበት እቃ ነው ። አልጋ ለመባል ምን ያስፈልገዋል ?

ምህንድስና ከስራ ዘርፎሽ መካከል ውስጥ ያለው አንዱ ሲሆን በኢትዮጵያ ውስጥ ካሉት ከስራ ዘርፎች መካከል ምን ያክሉን ድርሻ ይጫወታል? ሚና አለው?

የኢትዮጵያ ሰንደቅ አላማ እንደሚታወቀው አረንጕዴ ቢጫ ቀይ ሰማያዊ እንዲሁም መሃል ነጭ ኮከብ አለው ማለት ነው::

የታሸገ ወተት ለህፃናት ገዝተን የምንሰጣቸው የሚመገቡት ሱፐርማርኬት ላይ የሚገኝ ሲሆን ከምን ከምን ይዘጋጃል?

በቤታችን ምግብ ለማብሰል ከምንጠቀማቸው የኤሌክትሮኒክስ ውጤቶች መካከል አንዱ ኦቭን ሲሆን፤ ኦቭን ምን ምን ለመስራት ጠቅመናል?

ጎጆ ቤት ወደ ገጠራማ አካባቢ ሰዎች ለመኖሪያነት የሚጠቀምባቸው የቤት አሠራር ዓይነት ነው። ከምንም ከምን ሊሰራ ይችላል?

የተለያዩ የኳስ ጨዋታ አይነቶች አንዱ የሆነው የእጅ ኳስ ሲሆን ይህ የእጅ ኳስ ከእግር ኳስ በምን ይለያል?

በባህር ዳር የካቲት 23 እየተባለ የመጀመሪያ ደረጃ የመንግስት ትምህርት ቤት ሲኖር ፤ በስንተኛው ዓመተ ምህረት የተመሰረተ።

በኢትዮጵያ ውስጥ በጣም ታዋቂ ከሆነው ማህበረሰቦች ውስጥ ተሳስበው አንድ ላይ ከሚኖሩ ማህበረሰቦች ውስጥ የሀረሪ ማህበረሰብ አንዱ ሲሆን ለየት የሚያደርገው ባህል ምንድነው?

አርዕስተ ዜና ማለት የዜናዉ ሙሉ ዝርዝሩ ከመዘርዘሩ ወይም ከመቅረቡ በፊት በቅድሚያ በዋነኝነት ዋና ዋናዎችን ዜናዎችን ርዕስ የሚነገርበት የዜና ክፍል ነዉ።

የኢትዮጵያ ባህላዊ ልብሶች በፋሽን የሚቀርቡ ሲሆኑ ለተለያዩ ውጭ ሀገራቶች ያለንን ባህል ለማስተዋወቅ ይጠቅማል ማለት ነው።

የኢትዮጵያ ሰዎች ተሰደው ወደ ሌላ ሀገር ሲገቡ አብዛኛው ጊዜ ወደ ኢትዮጵያ የሚመልሳቸው ሀገር ምን ሀገር ትባላለች?

ሰዎች በሚርባቸው ጊዜ ተሎ ገብተው የመስተግዶ አገልግሎት አገልግሎት ከሚያገኙበት ውስጥ አንዱ የሆነው ጨጨሆ ሲሆን የት አካባቢ ይገኛል?

መስታወት ሴቶች ውበታቸውን ለመጠበቅ ከሚጠቀሙበት እቃ መካከል አንዱ ሲሆን የመስታወት ጥቅም ምንድን ነው ?

ሰዎች በአብዛኛዉ ጊዜ አንድ የተለያየ የሚኖሩበት የጋራ መኖሪያ ሲሆን ከእነዚህ ቦታዎች ዉስጥ መካከል በጣም በብዛት የተዘወተረበት ቦታ ባህርዳር ዉስጥ የት ነዉ?

በአብዛኛዉ ጊዜ የአርባ ምንጭ ከተማ በጣም የሚታወቀዉ ለምለም እንዲሁም ጫካ መሆኑ ነዉ። እንዲሁም በጣም ልዩ ዉበት ያለዉ ቦታ ነዉ።

ከመጻህፍት ውስጥ አንዱ የሆነው ራማቶሀራ ሲሆን ራማቶሀራ ፀሐፊው ማን ይባላል?

ሙዚቃን ለማዜም ከምንጠቀምባቸው መሳርያዎች መካከል አንዱ ፒያኖ ሲሆን ይህ ፒያኖ እንዴት መለማመድ አለብን?

የቡሌ ሆራ ዩኒቨርስቲ በኢትዮጵያ በድሮ ጊዜ ከተመሠረቱት ዩኒቨርስቲዎች መካከል ውስጥ አንዱ ሲሆን በስንተኛው ዓመተ ምረት ተመሰረተ?

ኢትዮጵያ ውስጥ በጣም ታዋቂ ከሆኑት ዜናዎች መካከል አንዱ የፋና ቲቪ ዜና ሲሆን በአብዛኛው ሰዓት ላይ ይቀርባል?

ሰዎች መጥተው ጉብኝተው ኢትዮጵያን በሚሄዱበት ጊዜ አንድ አንድ ዋና ሚጎበኙ ቦታዎች ፓርኮች ሲሆኑ የኢትዮጵያ ትልልቅ ፓርኮች ውስጥ ሶስቱን ጥቀሱ?

ከአትክልቶች ውስጥ አንዱ የሆነው ጥቅል ጎመን ሲሆን ጥቅል ጎመን በእንጀራ አድርገን መመገብ እንቺላለን። እና ምን አይነት ጥቅም እና ንጥረ ነገር በዉስጡ አለው?

የኢትዮጵያ ትምህርት ሚኒስተር የኢትዮጵያ የትምህርት ጉዳይ የሆኑ ነገሮችን የሚያስተዳድር ሲሆን ምን አይነት አርማ ወይም መለያ አለው?

ነጠላ ጫማ በአብዛኛው ጊዜ ሰው የሚገለገልበት የጫማ አይነት ሲሆን የት የት አካባቢ ተዘውትሮ ይለበሳል ወይም የት በአብዛኛው ጊዜ እንለብሰዋለን?

ሰዎች ከግቢ ትምህርታቸውን ጨርሰው አጠናቀቀው ከመጡ በኋላ የስራ ማስታወቂያ የሚለጠፍ ሲሆን ይህ የስራ ማስታወቂያ የት የት ይገኛል?

ከዕፅዋት ውስጥ መካከል አንዱ የሆነው ግራር ሲሆን ግራር በእሾሀማነቱ ይታወቃል። ከዛ ውጭ ለምን አገልግሎት ይውላል?

ሜሎስ በኢትዮጵያ ውስጥ የታተመ ልቦለድ መጽሐፍ ሲሆን የጸሐፊው ስም ማን ይባላል?

ሞሪንጋ በአብዛኛው ጊዜ ለባህላዊ ህክምና የሚሆን የዛፍ አይነት ሲሆን የሞሪንጋ ኝዱ ነው፣ ቅጠሉ ነው፣ ምኑ ነው ለህክምና የሚውለው?

የፒያኖ መሳሪያ ለሙዚቃነት የምንጠቀምበት መሳሪያ ሲሆን ፒያኖ ለመጫዎት ምን ያክል ጊዜ መለማመድ አለብን?

ዴርቶ ጋዳ የተባለው መፅሀፍ በጣም መሳጭ የሆነ ልብ ወለድ መፅሀፍ ሲሆን ፀሀፊው ማን በመባል ይታወቃል?

ከምንመገባቸው ምግቦች መካከል አንዱ የሆነው የኢትዮጵያ ባህላዊ ምግብ የሆነው ውስጥ ሽሮ ሲሆን ሽሮ በአብዛኛው ከምን ከምን ሊሰራ ይችላል ብላቺሁ ታስባላችሁ።

ሹሩባ የጸጉር ስሬት በአብዛኛው ጊዜ የኢትዮጵያ ማህበረሰብ ሴቶች የሚሰሩት የጸጉር ስሬት አይነት ሲሆን የተለመደው ከስንት ነው ሰቶች የሚሰሩትኝ?

ካስክ ሴቶች ጸጉራቸውን ቀጥ አድርጎ ለመተኮስ ወይም ለመፈረዝ ሲፈልጉ ታጥበው ገብተው የሚደርቁበት ማሽን ሲሆን ይሄ ማሽን እንዴት ነው የሚሰራው?

በባህር ዳር የሚገኘው በጣም የሚታወቀው የግራንድ ህንፃ አንዱ ሲሆን ይህም ህንፃ ስንት ፎቆች አሉት? ስንት ክፍሎች አሉት?

የቤኒሻንጉል ጉሙዝ ክልል ኑዋሪዎች አርማቸው፣ መለያቸው፣ ባንዲራቸው ቀለሙ ምን አይነት ነው?

የአዲስ ዘመን ጋዜጣ በኢትዮጵያ ውስጥ በጣም ታዋቂ የሆነ እና አንደኛው ጋዜጣ ሲሆን በአብዛኛው የሚያቀርባቸው ጉዳዮች ምን አይነት ናቸው? ምን ምን ናቸው?

ስንዴ እንደ ንፍሮ ቀቅለን እንድሁም ፈጭተንም ለዳቦነት የምንጠቀምበት አንዱ የግብርና ውጤት ሲሆን በየትኛው ወቅት በአብዛኛው ጊዜ ይዘራል?

ጣና ሃይቅ ትምህርት ቤት በባህር ዳር ለብዙ አመት ሲያገለግል የቆየ የመንግስት ትምህርትቤት ሲሆን፤ በስንተኛ አመተ ምህረት ተመሰረተ?

ልጅ እያሱ ከታዋቂ መሪዎች መካከል ውስጥ አንዱ ሲሆን ኢትዮጵያ ውስጥ ያደረገው አስተዋጽኦ ምንድነው?

ጸጉራችንን ለማሳደግ ስንል ከምንጠቀምባቸው አንዱ የጸጉር ጤና መጠበቂያ መካከል የጸጉር ቅባት ሲሆን የጸጉር ቅባት ከምን ይሰራል?

የአክሱም ዘመነ መንግስት የኢትዮጵያን ታሪክ በአብዘሃኛው የሚሸፍን ሲሆን በየትኛው አመተ ምህረት ይገኛል?

የአፋር ክልል ማህበረሰብ በመተሳሰብ በመፈቃቀር አንድ ላይ የሚኖር ማህበረሰብ ነው። ምን አይነት የባህላዊ ልብስ አላቸው?

በዛግዌ ዘመነ መንግስት ውስጥ የነበረው የኢትዮጵያ ታሪክ በጣም አስደናቂ አስገራሚ ሲሆን የዛግዌ ዘመነ መንግስት በስንት አመተ ምህረት ነበር የነበረው?

ከግብርና ውስጥ ሰርተን ከምንሰበስበው ሰብል መካከል ውስጥ አንዱ የሆገው ዳጉሳ ሲሆን ዳጉሳ ለምን ለምን አገልግሎት ይውላል?

ሳይክል ለመጓጓዣነት ከምንጠቀማቸው ተሽከርካሪወች መካከል አንዷ ስትሆን በጋዝ ነው ወይስ በምንድን ነው የምትንቀሳቀሰው?

በፋሪካዎች መካከል ውስጥ የሚያገለግለው አገልግሎት ከሚሰጠው የምግብ መፍጫ ማሽን አንዱ ሲሆን ይህም ማሽን ከምን ከምን ይሰራል?

ስኒከር ጫማ ከጫማዎች ዉስጥ አንዱ ሲሆን ከሽፍን ጫማዎች ዉስጥ ይመደባል እና ይህ ስኒከር ጫማ ከሌላ ጫማ አይነቶች በምን ይለያል?

በኢትዮጵያ ብዙ የተለያዩ ሃይማኖቶች አይነቶች ሲኖሩ ከእነሱ ሃይማኖቶች መካከል አንዱ የሆነው የውሃብይ ዓይነት ሲሆን ይህ እምነት በኢትዮጵያ በስንት ዓመተ ምህረት ገባ?

የኢቲቪ ዜና የተለያዩ የዜና አይነትች ሲያስተናግድ የቆየ ሲሆን በአብዛኛው ጊዜ የዉጭ ነው ወይስ የሃገር ዉስጥ ዜና የሚያቀርበው?

የኢትዮጵያ ጥንት ገዳማት ለጉብኝት እንዲሁም ለሰዎች ጉዞ ከሚሄዱባቸውም ቦታዎች መካከል አንዱ ሲሆኑ ከእነርሱም መካከል ሶስቱን ጥቀሱ

ሩዝ በአብዛኛው ጊዜ ወደ ወረታ አካባቢ የሚመረት የግብርና ዉጤት ሲሆን በየትኛው ወቅት በአብዛኛው ጊዜ ይመረታል?

ባልዲ ከቤት እቃዎች መካከል ዉስጥ አንዱ ሲሆን ከጎማ ሊሰራ ይችላል እንዲሁም ደግሞ ትልቅ ከሆነ ደግሞ ከብረትም ሊሆን ይችላል። ግን ምንድን ነው አገልግሎቱ?

በኢትዮጵያ ውስጥ በጣም ብዙ ቱሪስቶችን እንዲጎበኙት የሚያደርግ ውብ ቦታ ውስጥ አንዱ የሆነው የላሊበላ ውቅር አብያተ ክርስቲያናት ሲሆን የት ይገኛል?

የኢትዮጵያ ኦርቶዶክስ ተዋህዶ ጳጳስ የሆነው አባታችን አቡነ አብረሀም በስንት አመተ ምህረት ለጵጵስና ተሾሙ?

ግሪሲሊን ለሴቶች የውበት መጠበቂያ የምንጠቀምበት አንዱ ሲሆን ምን አይነት ንጥረ ነገሮች አሉት ?

ከመሰራታዊ አገልግሎቶች ውስጥ እንዱ የሆነው ሆስፒታል ሲሆን ሰዎች ሆስፒታል ሂደው ምን አገልግሎት ማግኘት ይችላሉ?

ግራ እፅዋት አይነት ሲሆን ይሄው ግራ ብዛኛው በተለያዩ ቦታዎች ይበቅላል ነገር ግን ከሌላው እጽዋት ይለየዋል?

ከቤት እቃዎች መካከል ውስጥ አንዱ የሆነው የመጽሐፍ መደርደሪያ ሲሆን መጽሐፎቻችን በስርዓት ለመደርደር ያገለግለናል ማለት ነው። ይህ የመጽሐፍ መደርደሪያ ከምን ከምን ሊሰራ ይችላል?

ብርቱካን አንዳንድ ጊዜ መረር ያለ ግን በአብዛኛውን ጊዜ ጣፋጭነት ያለው ሲሆን ይሄ ፍራፍሬ በአብዛኛው ምን አይነት ንጥረ ነገሮችን ይይዛል?

ሰዎች ከሌላ ሰዎች ሩቅ ካሉ ሰዎች ጋር በፎቶ፥ በተለያየ ነገሮች ለመገናኘት ሲፈልጉ ከሚጠቀሙባቸው ማህበራዊ ሚዲያዎች አንዱ ኢንስታግራም ነው። ከሌሎች ሚድያዎች በምን ይለያል?

ሚም በዛፍነት ከዐጽዋት መካከል ውስጥ የሚመደብ ሲሆን ለጥላነቱ በጣም የሚታወቅ ነው። ይሄ ዐጽዋት ለምን አገልግሎት መዋል ይችላል?

ለንግድና ግብይት የሚውለው አንዱ ስኳር ሲሆን ስኳር ከምን ከምን ሊሰራ ይችላል? ማለትም ከምን አትክልት ሊመጣ ይችላል?

የእስልምና ሃይማኖት ፦ በኢትዮጵያ ውስጥ ከተስፋፉ ሃይማኖቶች መካከል ውስጥ አንዱ ሲሆን ወደ ኢትዮጵያ በስንተኛው ዓመተ ምህረት ገባ ?

ብሉ ናይል ሆቴል ሰዎች ገብተው ምግብ በልተው ደስ ብሏቸው እንዲወጡበት የሚሄዱበት ቦታ ሲሆን በባህርዳር ውስጥ ዬት ቦታ ላይ ይገኛል?

የማለዳ ኮከቦች የሚባለው በኢትዮጵያ ውስጥ ታዋቂ የሆነው መጽሃፍ የፃፈው ሰውዬ ሰው ስም ማን በመባል ይታወቃል?

ዩትዩብ አለም አቀፋዊ የሆነ ማህበራዊ ሚዲያ ሲሆን፤ በአብዛኛው ምን አይነት ነገሮችን ይለቅልናል?

ከመሰረታዊ የአገልግሎቶች መካከል ውስጥ አንዱ የሆነው መጓጓዣ ሲሆን ከነዚህ ለመጓጓዣነት ከምንጠቀምባቸው ተሽከርካሪዎች መካከል አምስቱን ጥቀሱ?

ከቢሮ እቃዎች መካከል ውስጥ አንዱ የሆነው ተሽከርካሪ ወንበር ሲሆን ይህ ወንበር ወገባቸውን እንዳያማቸው ሰራተኞችን የሚረዳቸው ሲሆን ከምን ከምን ይሰራል?

የአማራ ክልል ባንዲራ ለአማራ ማህበረሰብ መገለጫ ሆኖ የተሰጠ ሲሆን ምን ምን አይነት ቀለሞች አሉት ?

ኤሌክትሮኒክስ መካከል አንዱ የሆነው ስፒከር የምንለው ሲሆን ይህን ስፒከር ለምን ለምን አገልግሎቶች እንጠቀምበታለን?

ፀጉራችንን ለማሳደግ የተለያዩ አይነቶች የማሳደጊያ ሜትዶች እንደምንጠቀምበት ሁሉ ቅባት አንዱ ነው ። ቅባት እንዴት አድርጎ ጸጉርን ለማሳደግ ይጠቅማል ?

ከህግ አስገባሪዎች መካከል ውስጥ አንዱ የሆነው ትራፊክ ሲሆን ትራፊክ አስከባሪዎችዎች ምንድነው አገልግሎታቸው?

ከቤት እንስሳዎች ውስጥ መካከል አንዱ የሆነው ውሻ ሲሆን ውሻ በምን ለየት ያለ ፀባዩ ወይም ባህሪው የታወቀ ነው?

የኮንጎ ጫማ ኢትዮጵያ ውስጥ በገጠራማ ካባቢዎች በአብዛኛው የሚለበስ የጫማ አይነት ሲሆን ይሄ ጫማ በአብዛኛው ጊዜ ከምን ይሰራል?

ከኤለክትሮኒስነት መካከል የምንጠቀመው አንዱ ቦይለር ሲሆን ቦይለር አገልግሎቱ ምንድን ነው? ለምንስ ከቤት ውስጥ እንጠቀምበታለን?

ማስታጠቢያ ምግብ ከመብላታችን በፊት እጃችንን እንድንታጠብ የሚረዳን የቤት እቃ መካከል ውስጥ አንዱ ሲሆን ከምን ከምን ይሰራል?

ከቤት መገልገያ እቃዎች መካከል ውስጥ አንዱ የሆነው ብረት ድስት ሲሆን ብረት ድስት ለምን አገልግሎት መዋል ይችላል?

ትራክተር ለግብርና ከምንጠቀምባቸው እቃዎች ወይም ተሽከርካሪዎች መካከል ውስጥ አንዱ ሲሆን ለምን አገልግሎት ይውላል?

የአንበሳ ጫማ በጣም ታዋቂ የሆነ ከኢትዮጵያ ዉስጥ የሚገኝ የጫማ አይነት ሲሆኑ ከምን ከምን መሰራት ይችላል?

ዘይት ለንግድ እና ግብይት ከምንጠቀምበት አንዱ የሸቀጣሸቀጥ ወይም ምግብ ውስጥ አንዱ ሲሆን ከምን ከምን ሊዘጋጅ ይችላል?

በኢትዮጵያ ትግራይ ክልል አካባቢ የሚገኘው የአክሱም ሀውልት ለቱሪዝምነት ከሚውሉት ቦታዎች መካከል አንዱ ሲሆን በስንተኛው ዓመተምህረት አክሱም ሀውልት ተገነባ?

ላውንደሪ ማሽን በተለያዩ ቤቶች ውስጥ የሚገኙ መስሪያ ቤቶች ውስጥ የሚገኙ ማሸኖች መካከል ውስጥ አንዱ ሲሆን ምንድነው አገልግሎቱ?

ከመሰረተ ልማት አገልግሎቶች መካከል ውስጥ አንዱ የሆነው የህንፃዎች ግንባታ ሲሆን የህንፃዎች ግንባታ በዋነኝነት በገጠርም በከተማም የሚስፋፋው

የወይን መጠጥ አልኮል ያለዉ ሲሆን በሰዎች ዘንድ በጣም ተወዳጅነት ያለዉ መጠጥ ዉስጥ አንዱ ሲሆን ከምን ከምን መዘጋጀት ይችላል?

ከኢትዮጵያ ብዙ ጥበቦች እንደፈለቁት ሁሉ የሽመና ጥበብም በኢትዮጵያ ነጠላ ጋቢ ለመስፋት የምንጠቀምባቸው ሲሆን፤ ከምን እቃዎችን ሊያገኙ ይችላሉ የመስሪያ እቃዎችን?

ኮክ ከፍራፍሬዎች መካከል ውስጥ አንዱ ሲሆን ስንመገበው ጣፋጭነት ያለው ፍራፍሬ ሲሆን በየት አካባቢ ይበቅላል ?

የሲዳሞ ማህበረሰብ በባህሉ በጣም ልዩ ከሆኑት ማህበረሰቦች ውስጥ አንደኛው ሲሆን ይህ ማህበረሰብ ከሌላው ማህበረሰብ የሚለየው ምንድነው?

የጎጃም ማህበረሰብ የተለያዩ ባህሎች፣ እንዲሁም ልምዶች ያሉት ማህበረሰብ ሲሆን በየትኛው የኢትዮጵያ ክፍል ውስጥ ይገኛል?

ከህግ አስከባሪዎች መካከል ውስጥ አንዱ የሆነው ወታደር ሲሆን ወታደር ከፖሊሶች የሚለያቸው ምንድነው ?

ለጌጣጌጥነት ፣ ለመዋቢያነት የኢትዮጵያ ሴቶች ከሚጠቀሙአቸው እቃዎች መካከል ጨሌ አንዱ ሲሆን ወዴት ሀገር አካባቢ ይዘወተራል ?

ሰዎች ለመጠለያነት ከሚጠቀሙባቸው ቤቶች መካከል ተከራይተው የሚኖሩ ሰዎች ብዙውን ጊዜ የሚኖሩባቸው ቤቶች ውስጥ አንዱ የቪላ ቤት ሲሆን ስንት ሰው መያዝ ይችላል?

አፄ ሃይለስላሴ በኢትዮጵያ ውስጥ ነግሶ ከነበሩት ንጉሶች መካከል ውስጥ አንዱ ሲሆን በምን ስራቸው በጣም ታዋቂ ናቸው?

የመኖሪያ ቤት ህንጻዎች ሰዎች ለመኖር ከሚገለገሉባቸው በትንሽ ቦታ ብዙ መኖሪያ የሚዘጋጅበት ሲሆን ያ ህንጻ ከምን ከምን እቃዎች መሰራት ይችላል?

ከመጓጓዣዎች መካከል ውስጥ አንዱ የሆነ ተሽከርካሪ ሞተር ሳይክል ሲሆን በምን በምን መንቀሳቀስ ይችላል?

ትልልቅ ህንፃዎች በሚገነቡ ጊዜ ከምንጠቀምባቸው እቃወች መካከል አንዱ ስሚንቶ ሲሆን ስሚንቶ ከምን ከምን ይዘጋጃል ?

በቆሎ የተለያዩ ጥቅሞች ያሉት ስንፈልግ እንደ ዳቦ አድርገን ስንፈልግ በእንጀራ አድርገን ልንመገበው ምግብ አንዱ ሲሆን በምን ወቅት መዘራት ይችላል?

ቢራ በሰው ዘንድ ተወዳጅ ሆኖ አልኮል ያለው መጠጥ ሲሆን፤ ከስንት አመት በላይ የሆነው ሰው መጠጣት ይችላል?

ከቤታችን ውስጥ ከምንጠቀምባቸው የመመገቢያ እቃዎች መካከል ውስጥ አንዱ የሆነው የሹካ ማንካ ሲሆን ይህ ሹካ ማንካ ምን ምግብ ለመመገብ ይጠቅመናል?

ሰዎች በጭንቅላታቸው ውስጥ እጢ በሚኖርበት ጊዜ ወደ ሆስፒታል ሂደው የሚያክሟቸው የጭንቅላት ቀዶ ጥገና ባለሙያዎች ሲሆኑ እነዚህ ባለሙያዎች ምን ያክል ይከፈላቸዋል በወር?

ከሱፐር ማርኬት ምርቶች ዉስጥ አንዱ የሆነው የወተት አስተዋጾ አንዱ ሲሆን እነዚህ የወተት አስተዋጾዎች በምን በምን መልክ ልንገዛቸው እንችላለን?

ከሱፐር ማርኬት ምርቶች ውስጥ አንዱ የሆነው የሴቶች መዋቢያነት የሚጠቅሙ ሎሽን ሲሆን ከምን ከምን ይሰራል ?

ሰዎች ከአንድ ቦታ ወደሌላ ቦታ ከሚጠቀሙባቸው እቃወች መካከል አንዱ የሆነው ስኩተር ሲሆን ይህ ከሌሎች መጓጓዣ አይነቶች የሚለየው ምንድን ነው።

የምስር ወጥ በኢትዮጵያ ምግብ ውስጥ አንዱ ሲሆን ከኢትዮጵያ የምግብ ዝርዝሮች ውስጥ አንዱ ሲሆን በአብዛኛው በአልጫ ነው በቀይ ነው የሚሰራው?

የቅርጫን ኳስ አለም አቀፋዊ ስፖርት ሲሆን በኢትዮጵያ ውስጥ በአመት ስንት ጊዜ ውድድር አለ የቅርጫንት ኳስ?

የቢላ ቤት በአብዛኛውን ጊዜ ብዙ ሰዎችን አንድ ላይ አድርጎ ተከራይታወች በአብዛኛው የሚኖሩበት የመኖሪያ የቤት ዓይነት ሲሆን ምን አይነት ቅርጽ አለው?

የጭነት መኪና በአብዛኛው ጊዜ በትልቅነቱ የሚታወቅ ሲሆን ለምን ለምን አገልግሎት ማዋል ይችላል።

ከማህበራዊ ሚዲያነት ከምንገልገልባቸው መካከል ውስጥ አንዱ የሆነው ፌስ ቡክ ሲሆን ከሌሎች ማህበራዊ ገጾች የሚለየው ነገር ምንድነው?

በኢትዮጵያ ውስጥ ትልቅ ቦታ ያለው ጤፍ አንዱ የግብርና ምርት ውጤት ሲሆን በአብዛኛው በምን ወር ይዘራል ?

ሱፐር ማርኬት ውስጥ ሂደን እቃ ለመግዛት በምንሄድበት ጊዜ ከምንገለገልባቸው ምርቶች መካከል አንዱ ፍራፍሬዎች ሲሆኑ ከነዚህ ፍራፍሬዎች መካከል ሶስቱን ጥቀሱ።

የደቡብ ህዝብ ማህበረሰብ በመተሳሰብ እንድሁም አንድ ላይ ሁኖ በመኖር ያለ ማህበረሰብ ሲሆን በአብዛኛው ጊዜ ምን አይነት ባህላዊ ልብስ አላቸው?

ሳምቡሳ ከምግብ ዓይነቶች መካከል ውስጥ አንዱ ሲሆን ይህንን ምግብ በሻይ አድርገን መመገብ እንችላለን ። ግን እንዴት ነው የዚህ ምግብ አሰራሩ ?

ኢትዮጵያ በፋሽን ዘርፍ የተለያዩ ባህሎቿን ለማሳዬት ስትሞክር ስትጥር የነበረች ሀገር ስትሆን በአለም አቀፍ ደረጃ ስንተኛ ደረጃ ላይ ናት?